የመጓጓዣ አገልግሎቶች ሰዎችን እቃዎችን እና መረጃዎችን ከ አነድነት ቦታ ወደ ሌላ ቦታ ለማንቀሳቀስ የሚያገለግሉ ስርአቶች እና አገልግለቶች ናቸ።

ኢንዱስትሪ ቴክኖሎጂ የሚጠቀም ሲሆን ማለትም ነገሮችን በንብብ መልክ የማስፋት ቴክኖሎጂ ማለት ነው

የጉባኤ ዋና አላማዎች ውስጥ አንደኛው የስራ እድል መፍጠር ነው እንዴት የስራ እድል መፍጠር እንደሚቻል ለማህበረሰቡ ለማሳየት የስራ እድል እና ችግሮችን መፍታት ነው።

የፓስፖርት አቅርቦት በክልል ከተሞች የተስፋፉ ማዕከላት ውስጥ የኦሮሚያ ክልል አዳማ ጅማ እና ሌሎች ትልልቅ የኦሮሚያ ከተሞች ሲሆኑ በአማራ ክልል ባህር ዳር እና ጎንደር ይገኛል። እንዲሁም የደቡብ ኢትዮጵያ ክልል ደቡብ ምዕራብ ክልሎች ሐዋሳ ይገኛል

የኢትዮጵያ ብሔራዊ ቤተ መጻሕፍት እና መዛግብት ማዕከል የተቋቋመው በ ንጉሰ ነገስት ቀዳማዊ ኃይለስላሴ ዘመን በ 19,55 ዓመተ ምህረት እንደ ብሔራዊ ቤተ መጻሕፍት ነው።

የዉሃ ትራንስፖርት አንዱ የመጓጓዣ አይነት ሲሆን በሀይቆች ፣ወንዞች እና ዳርቻወች ለሚደረገው እንቅስቃሴ ከምንሄድባቸው ነገሮች አንዱ ጀልባዎች ናቸው። ይህም በሀገር ውስጥ ሀይቆች እና ወንዞች ለተሳፋሪ እና ለአነስተኛ ጭነት የሚያገለግሉ ናቸው።

በመንገድ ትራንስፖርቱ ውስጥ የጭነት መመላለሻ እና የመጓጓዣ አገልግሎት ሰጪ ናቸው። ከነዚህም አይነቶች ቀላል የጭነት እና ቀላል የካርጎ ከሚባሉት ቀላል የጭነት ማጓጓዣ ያገለግላል።

የቴክኖሎጅ ዋና ዓላማ ውስጥ ቅልጥፍና ግንኙነት እና የኑሮ ደረጃ ማሻሻል ተጠቃሽ ናቸው። በዚህም ውስጥ ቅልጥፍና ማለት ስራዎችን በፍጥነትና ባነሰ ጉልበት ማከናወን ነው።

የአውቶቡስ የመጓጓዣ አገልግሎት ከሚሰጡት ውስጥ የአንበሳ የአውቶቡስ አግልግሎት አንዱ ነው። ይህም በአንፃራዊነት የቆዩ ግን በከተማዋ ሰፊ ሽፋን ያላቸው አውቶቢሶች ሲሆኑ አገልግሎታቸው በብዙ መንገድ ላይ የሚሰጥ ርካሽ አገልግሎት ነው።

በፖስታ ቤቶች መደበኛ አገልግሎት በተጨማሪ ከሚሰጡት ውስጥ የኢኮሜርስ ድጋፍ ማለት በኦላይን የተገዙ እቃዎችን ወደ ደንበኞች ማድረስ ሲሆን የሎጂስቲክስ አገልግሎት ማለት ደግሞ ለንግድ ድርጅቶች ትላልቅ የጭነት ማጓጓዣ ድጋፍ መስጠት ነው።

የፈሳሽ ውሃ ማጠራቀሚያ ዋናው አላማው ትልልቅ ታንከር መኪናዎች ከቤት እና ከተቋማት የሚወጣውን ፈሳሽ ቆሻሻ የሚመጡ እና የሚያጓጉዙ ናቸው።

የቴሌ ብርር ፔግ አድድ በኢትዮጵያ የፖስታ አገልግሎት ቤቶች ውስጥ ከሚሰጡት አገልግሎቶች ተጨማሪ የቴሌቭዝን ፍቅርላላቸው ሰዎች የተለያዩ ማቅረብ እና የፖስታ ሙዚየም ማስተዳደር መቻል ማለት ነው።

የግጭት እና የጸጥታ ችግሮች በኢትዮጵያ ውስጥ ጎልተው የሚወጡ ጉዳዩች ሲሆኑ በግጭት አካባቢዎች የሲቪል ሰዎች ሞት የዘፈቀደ የእርስ በእርስ ጦርነት እና የንብረት ውድመት እና መፈናቀል የሰባዊ መብት ጥሰቶች ሲሆኑ ለእነዚህ ዘላቂ ሰላም መፍትሔ ማስገኘት ያስፈልጋል።

ዘመናዊ ፖስታ ቤቶች ሚናቸው በዛሬው ጊዜ ፖስታ ቤቶች ከመደበኛው የደብዳቤ አገልግሎት በተጨማሪ የሚከተሉትን ያከናውናሉ ከእነሱም ውስጥ ፈጣን መለእክት አገልግሎት ፣የሎጂስቲክ አገልግሎት ፣ገንዘብ ዝውውር እና የኤኮሜርስ ድጋፍ የተቀሱ ናቸው።

የቴክኖሎጂ አይነቶች ውስጥ የመረጃ እና ኮሚኒኬሽን ቴክኖሎጅ የሚይዛቸው የኮምፒዩተሮች እና ሶፍትዌይ ኢንተርኔት እና ድረገጸዎች ሞባይል ቴክኖሎጂ ዳt ሳይንስ ወይም ትልቅ መረጃ የሚተነትን ናቸው፡፡

የፌዴራሊዝም እና የብሔር ህሰብ ፖለቲካ ማለትም ብህር ተኮን ፌዴራሊዝም የኢትዮፒያ ፌዴራሊዝም ሥርዓል የተመሠረተው በዋናነት በብሔር ማንነት ላይ ነው። ክልሎች የተደራጁት በቋንቋ እና በባህል ተመሳሳይነት መሠረት ነው።

የባህል ደረጃዎች ውስጥ መሐበረሰባዊ አንዱ ነው ማለትም በትልቁ መህበረ ሰብ ወይም በሀገር ደረጃ የሚታይና የሚጋራ ባህል ሲሆን ሔራዊ ባንዴራ ብሔራዊ የሙዚቃ አይነት እና በመላው ሀገር የሚከበሩ በአዕላትን ናቸው፡፡

የኤሌክትሪክ ሽቦ ዘርጋታ ውስጥ ከጣቢያው የሚወጡ መስመሮች አንዱ ናቸው። ማለትም ከኃይድ ማመንጫ እስከ ማከባፊያ ጣቢያዎች ከፍተኛ ቦልጤች ለምሳሌ 1032 ኬቪ እና 2030 ኬቪ ለማስተላለፍ ያገለግለው።

የቴክኖሎጂ አይነቶች ውስጥ የመረጃ እና ኮሚኒኬሽን ቴክኖሎጂ ውስጥ ኮምፒዩተሮች እና ሶፍትዌር ፣ዴስክቶፕ፣ ላፕቶፕ አፕሊኬሽኖች ኦፕሬቲንግ ሲስተሞች የሚያስተካክሉ ናቸው።